ኳስ ጨዋታዎችን የምንመለከት ሲሆን እና መቀሌ ሰብአንዳርታ እና አርባ ምንጭ ከተማ ገብተዋል የሚል ጽሁፍ አለኝ ተጫዋቾች እናያለን በጣም ትንቅንቅ የተሞላበት አሯሯጥ አሯሯጭ በጣም የሚገርም ነው እግሬ አውጪ አይነት ነገር ነው ሚመስለው እና በጣም ተናንቀው ነው የሚሮጡት ከፊት ለፊት ኳስ ይዞ የሚሮጣለ ሌሎችም ደርሶበታል በጣም የሚገርም አሯሯጭ ነው።

የቤት እንስሳት ከቤት እንስሳት ውስጥ ላምን ብንጠቅስ ላም ለተለያዩ አገልግሎቶች የሚታገለግለው ዘርፈ ብዙ ጥቅም ያላት ለምሳሌ ጥጃን በመውለድ በማሳደግ እንደዚሁም ደግሞ ወተትን በመስጠት ከዚህም አልፎ ተርፎ እንደበሬ እንኮ እንደ በሬ በመታረስ አገልግሎትን የሚሰጡ ላሞች ናቸው።

ኦርቶዶክስ ተዋሕዶ ዋው ደስ ሉለ ሲያምሩ ሊቃውንቱ አልባሳት ለብሰው፣ ካባ ለብሰው ፣ ሻሽ ጠምጥመው በቋሚያቸውን ይዘው እያገለገሉ ፣ወረብ እያቀረቡ የሚገኙ ሲሆን ከኋላ በጣም በርካታ ምዕመናኖች በዓል ለማክበር ወጠው ይታያሉ።

እንግዲ በኢትዮጵያ ኦርቶዶክስ ተዋህዶ ታላቅ አባት ወይም ጳጳስ መስቀላቸው ብለው የተቀበለው ከኋላ ያለበሳቸው ደስ ብላቸው ይታያሉ በጣም ደስ አባቶች እንዲህ ሲስቁ ሲደሰቱ ማየት በጣም ደስ ይላል

በጣም የሚያምር ምግብ ቤት በጣም ደስ የሚል መቀመጫዎቹ ጠረጼዛዎቹ ወንበሮቹ እንዲሁም ደግሞ በአካባቢው ያሉ አረንጓዴ እፀዋቶች በጣም የሚስብና የሚማርክ የሚያዝናና ቦታ ነዉ።

ይህ የእጅ ባትሪ ሲሆን በጣም በተለይ እነዚህ ጥበቃዎች የሚይዙት ሌሊት በጣም የሚገርም ብርሃን የሚሰጥ ረጅም ርቀት የሚያበራ ለጥበቃዎች ብዙ ጊዜ የሚይዙት የእጅ ባትሪ ነው።

የአፋር ክልል ባንዲራ ሲሆን አረንጓዴ ሰማያዊና ቀይ ቀለሞች በመካከላቸው ኮከብ የተመሳቀለ ገጀራ እና ይህ ገጀራ በጣም አስገራሚ ነው በምን ምክንያት እንደተደረገ ያስገርማል።

መሰረተ ልማት ውስጥ የመንገድ መሰረተ ልማት ውስጥ የመጓጓዣ መሰረተ ልማት ወይም መንገዶች ባልደረሱበት ቦታ እንዲሰሩ ማድረግ ወይም አገልግሎቱን እንዲያገኙ ማድረግ ይህ የመንግት ትራንስፖርት አገልግሎት ነው።

ከስፖርት አይነቶች ውስጥ ላይ ገመድም በእጅ በማሽከርከሪን ወደላይ በመዝሙር እንዲሁም በራስ በማጋመዱን የሚደረግ ለሰውነት በጣም ጠቃሚ የሆነ የልብን ለማስተካከል የሚጠቀም ነው።

ከፅህፈት መሳሪያዎች ዉስጥ እስክቢርቶን ብንወስድ እስከብሪቶ ወረቀት ላይ ለመጻፍ የተለያዩ ፁሁፎችን ለመፃፍ ማስታወሻ ለመያዝ የሚጠቅም ከቀለም የሚሰራ የጽህፈት መሣሪያ ነው።

ሕንፃው የተለያዩ ባርና ሬስቶራንቶቹ ደስ የሚሉ ሆኖ ሳለ ውጩ አካባቢው በጣም ለስፓልት በጣም የወጣ ከመሆኑ አንፃር አስፓልቱም የተጋጋጠ ከመሆኑ ውጩ ብዙ ደስ አይልም ውስጡ ግን ሕንፃው በጣም የሚገርም እና ዴስ የሚል ባርና ሬስቶራንት ያለበት ሕንፃ ነው።

ከመጻይፍት መካከል ፍቅር እስከ መቃብርን የልቦለድ መጽሐፍ መወሰድ እንችላለ ይህመጽሐፍ እንግዲህ አዲሳ ለማየው የጽፈው ሲሆን ተለይህ የባላባትነት በሰው ልጆች መካከል ያለውን ልዩነት የሚነቅፍ በጣም ተወዳጅ መጽሐፍ በተለይበዛ ብህና ዘብለወንጀልን በብዛት ገጸ ባህር ያደረገው መጽሐፍ ይህ መጽሐፍ የልቦለድ መጽሐፍ መጥከስ እችላል።

ቴሌግራም አንዱ የማህበራዊ ሚዲያ አይነት ሲሆን የቴሌግራም በአሁን ሰዓት በብዛት ብዙ ጥቅም ያለው በለይየተለያዩ ሰዎች ግሩፕ በመመስረስ በጣም ብዙ ሥራይ የሚሠሩበት በጣም ጠቃሚ የሶሻያል ሚዲያ አይነት ነው።

ከእጽዋት ውስጥ ግራርን መወሰድ እንችላለን። እንግዲ እሸ ሃማ በጠም ረጃጅ ምሾሄ ያለው ስ ይሆን በተሌለ ክረምት ቅጣሉ እየተቀረጠፈ እየተወቃ ለከብቶች ምግብ ይሆናል።

ይህ እንግዲ እንደምናዩ የብሎኬት ማምረቻ ነው ስናየው ቀለል እያለማሽን የምስረ እና በጣም የሚግር ምስራ ነው የእልክከላይ የሚዘረግፉበት የወፍጮ ቤት ቋት ነው የሚመስሉ እና በጣም አስገራኒ የሚደንቅ ነው።

የተለያየ ባህል የተለያየ ማህበረሰብ ላይ ያደጉ የኖሩ ሲሆኑ ዚህ ላይ ደግሞ በአንድ ላይ ተሰብስበው ነውምናያቸው። በጣም ደስ ይላሉ። ልዩነትን እንደዚህ አጣቦ ሳያሰፉ በአንድ ላይ በመሆን አንድነትን ማሳየት በጣም ደስ የሚል ነገር ነው።

በጣሚ ያጌጠ ቦታን የምንመለከት ሲሆን አበባዎቹ መጋረጃው በመጋረጃው ላይ ያሉት ፈርጣዎች እንዲሁም ደግሞ ተነፍተው የተሰቀሉት ፊኛዎች እና የፈነደቀው ብርሃን በጣም የሚገርም ውበት ሰጦት ይታያል።

ዋው ሲያምር ጣም የሚገርምነው ስኔዎች ቡናዎች እንድሁም የተለያዩ ሙዲያዎ ችቃዎች ጠረፒዘው ላይ ተከምጠው በጣም የሚያምሩበት ሰጥቶዎት እንድሁም አበባ እና የተለያዩ የታአየጦች ከፊለፊትክር ግዲውላ የተሰቁሎ የሚታዩ እንድሁም አምብሉ በጣም የሚያምር እይታል ነው።